የምግብ አለመፈጨት ይህ በሆድ እቃ ላይ የሚከሰት ችግር ሲሆን የለት ተለት ህይወታቸው ላይ ከፍተኛ የሆነ ተፅዕኖ ያደርሳል። እንዲሁም ደግሞ በሚባሉበት ጊዜ የሀይድሮ ክሎሪን አሲድ አለመመረት ዋነኛው ችግር ነው።

ሙዳየ ምጽዋት ;ይህ በቤተክርስቲያን ዉስጥ ለድሆች ለችግርተኞች በማሰብ የሚሰጥ የገንዘብ ሳጥን አለች ይች ሙዳየ ምጽዋት እንግዲ ትቀመጥና ትሰበሰብና በየቦታዉ ለተቸገሩ በቤተክርስቲያን ዙሪያ የተቸገሩ ሰወች የሚረዳ የሚሰጥ የሳጥን አይነት ነዉ።

የ ፀደይ ባንክ ይህ የ ባንክ አይነት ከ አማራ ወይም ደህሞ ከ አቡቁተ ባንክ ተነስቶ ማደግ የቻለ ባንክ አይነት ሲሆን ምስረታዉ በጣም በሰፊው የተነሳ እና ብዙ በጀት ያለው የ ባንክ አይነት ነው በ አሁኑ ሰዓት በገበያ ላይ አየተቀሳቀሰ የሚገኝ የ ባንክ አይነት ነው

የሙታን መርጃ እድር አብዛኛው የሃይማኖት ተቋማት የሞት መርጃ የጋራ ፈንድ አላቸው እነዚህ አንድ ሰው ከሞተ በኋላ ለሚቀረው ለቤተሰቦቻችን የሚደረግ የእርዳታ አይነት ይሆን ከዕድሩ አባላት ገንዘብ ይሰበሰባል።

ሰው ሰራሽ ጥርስ እነዚህ እንዲህ ጥርሳቸው በተለያዩ የተፈጥሮ አደጋዎች ወይም ሰው ሰራሽ አደጋዎች ሲወልቅባቸው ሊተኩ የሚችሉ ጥርሶች መትከልን የሚያጠቃልል የአደጋው ደግሞ የሰው ሰራሽ አርቲፊሻል ጥርሶች መትከልን የሚያጠቃልል ህክምና ነው።

የህፃናት ክትባት እነዚህ በተለይ ደግሞ አንድ እስኪሞላቸው ድረስ በየሳምንቱ እና በየወሩ የሚሰጡ የክትባት አይነቶች አሉ። ከኮሌራ ከተለያዩ ከተላላፊ በሽታዎች ህጻናትን በጣም የሚጠብቃቸው የክትባት አይነቶች ናቸው።

የጆሮ ጠብታ በጆሮ ውስጥ የሚፈጠረውን ለመከተለው

የማህፀን በር ካንሰር በአሁኑ ሰአት በከፍተኛ ሁኔታ የናቶችን ህይወት እያወደመ ያለ በሽታ ሲሆነ ይህ እናት በመውለጃዋ ጊዜ የሚከሰት እና በምትወልድበት ጊዜ የፅንስ መቆራረጥ ስለሚያስከትል ለሞት የሚዳርግ በሽታ ነው።

የመንፈስ ጭንቀት ይህ የመንፈስ ጭንቀት የሚከሰተው በጊዜ በመሸጥ በምናያቸው እና ከፍተኛ የንቅልፍ እጦት በሚኖርበት ጊዜ የመንፈስ ጭንቀት ሲሆን እነዚህ መንፈሱን ጭንቀቶች ለመከላከል የተለያዩ የህክምና ቴክኒኮች እንዲሁም ደግሞ የተስተካከለ እንቅልፍ ማስተካከል ሊሆን ይችላል።

የጥርስ ሀኪም እነዚህ በጥርስ ሙያ ላይ ስፔሻሊስት ያደረጉ የባለሙያ አይነቶች ሲሆኑ አጠቃላይ በጥርስ ህክምና ላይ ነቅሎ ተከላ፣ ብሬስ ማሰር ፣ማጠብ እንዲሁም መትከል ላይ ትኩረታቸውን አድርገው የሚሰሩ የሀኪም አይነቶች ናቸው። እና ጤና ይጠብቃሉ።

የኢትዮስዊች ይህ የባንክ መጠግበሪያ መሣሪያ መካከል የሚመደው ሲሆን ይህ ሂትዮስዊችh እንግዲ ዋና አገልግሎቱ ሲማችን እንጋር ከሚከፈቶ ኔቶርኮች ጋር ኮኔት በመሆን በሲማችን ወይም በማዋሊታችን አማካኘነትያንድንፈጽም የሚችልበት መንገድ ነው።

ነርስ እነዚህ የጤና ባለሙያዎች ዋና አገልግሎታቸው ለዶክተሩም ወይም ለተከላላ ዶክተሩ ሰርጀሪ በሚሰራበት ጊዜ አጋዥ ሆነው የሚሰሩ ባለሙያ አይነቶች ሲሆኑ ከዛ በተጨማሪ ደግሞ የቁስል የማሸግ እና የተለያዩ ግልገለቶችን በሆስፒታሉ የሚሰጡ ባለሙያዎች ናቸው።

ቤተክርስቲያን ከኪራይ ቤቶች ገቢዎች ታገኛለች። እነዚህ ቤቶች ካሏት ሬሊስቴቶች የምታገኘው የገቢ አይነት ሲሆን ቤተክርስቲያን ከማህበረሰቡ ከሰበሰበቻቸው ገቢዎች ወይም ደሞ መሬቶች ስላሏት እነዚህ ቦታዎችን በማልማት ገቢዎች ማግኘት ትችላለች ወይም ታገኛለች።

ቤተ ሙከራ ወይም ደግሞ ላብራቶሪ ይህ በጤና ጣቢያ ውስጥ ወይም ደግሞ በሆስፒታል ውስጥ ከሚሆኑ ዋና አባላት ወይም ደግሞ ዋና ምርመራ ከሚደረግባቸው መካከሎች አንደኛው ሲሆን ሰገራ ወይም ደምን በመጠቀም የበሽታውን ዓይነት ለመመርመር የሚውሉ ቦታዎች ናቸው።

ስቴቲስኮፕ ወይም ደግሞ የልብ ምት ማዳምጫ ይህ በዋናነት የልብ ፍጥነታችንን ዕሬታችንን ለማዳመት እና የበሽታውን ዓይነት ለመገመት የሚመች ቀድመ ህክምና ከማረጋችን በፊት አገልግሎት ላይ የሚውል የመሣሪያ አይነት ነው።

የአፍ ቁስለት ይክ ንግዲህ በአፋችን ዙሪያ ላይ የተለያዩ ነገረችው የምበመበላበት ጊዜ ጥርሳችን ጋር ልክኪ ሲኖራቸው ጥርሳችን ከፍትኛዊን ጀርሞችን የመሰለሰባ ክምፅላለው ጥርሳችን ጋር ንክኪ ሲኖረው እነዚህ የአፍ መድማትን ወይምደሞ የአፍ ቁስለት ያስከትላል፡፡

የቤተሰብ ምጣኔ ይህ የምጣኔ አይነት አንድ ቤተሰብ እንዳይበዛ በመቆጣጠር የኢኮኖሚ ደረጃች በመመጠን መውለድን የሚያካትድ የጤና ዘርፍ ነው ወይም ደሞ የስንወልን ተዋደ ምክር ነው።

ኦሌራ ይህ የተላላፊ ብችት ዓይነት በኮሌራ ትንኛ አማካኝነት ከበሽታ ካለበት ሰው ወደሌለበት ሰው ሂዳ በምትነንፍበት አማካኝነት የሚተላለብ ሲሆን ይህንን በሽታ ወንዞስ በማጽዳት እና በመከባከብ ልናስቀረው ይችላል፡፡

እናት ባንክ ይህ የባንክ ዓይነት እንደ እናት መስተንግዷቸው ትብሎ የሚጠረላቸው የባንክ አይነቶች ሲሆኑ መፋክራቸውም እንደዚያ ሲሆን ለየት የሚያረገው ይህ ባንክ ዓይነት አሪፍ የሆነ ወለድ በየወሩ ስላለሁ ብዙ ደንበኞች አሉ።

የቆሻሻ ማቃጠያ በሆስፒታሎች ጀርባ ላይ የሚገንባ ትልቅ ቦታ ሲሆን፤ እነዚህ አጠቃላይ ጓንቶች፣ ደረቅ ቆሻሻዎች እዛ ቦታ ላይ ተከማሽተው በአንድ ላይ እንዲቃጠሉ እና በሥርዓት እንዲወገዱ ይዳረጋል። ይህም ለሆስፒታሉ ጤና ከመጠበቅ አንፀር ጉልህ ሚና አለው።

የድድ መድማት ይህ በዋናነት ድዳችን ስናሸው እና ንክኪ ሲኖር ሊደማ ይችላል። እነዚህ የድድ መድማት እንግዲህ በዋናነት መከላከያ መንገዶች ያሉት የግድ መወቀር አንዱ መፍትሄ ሊሆን ይችላል።